በምስሉ ላይ በርከት ያሉ ወንዶች እና አንድ ሴት አለች። ሁሎችም የአገር ባህል ልብስ ለብሰዋል። አንደኛዉ ጭራ ይዟል። አንደኛዉ ኮፊያ ለብሷል ።አንደኛዉ ደግሞ የሸሚዙን ቁልፍ ፈቶ ደረቱ ይታያል። ሴቲቱ ደግሞ አጭር ቀሚስ ነዉ የለበሰችዉ።

በምስሉ ላይ የምናየዉ አረንጓዴ ቅጠል እና አንድ ያፈራ ብርቱካን እንዲሁም ነጭ የሆኑ የብርቱካን ዘሮች ይታያሉ፡፡ በሁሉም አረንጓጌ ክብብ ያለ ነው፡፡

በምስሉ ላይ አንዲት የጸጉሯን በቀጭኑ የተሰራች ሴት እና የተለያዩ የቤት ውስጥ መገልገያ ቁሳቁሶች ይታያሉ። በእጇ እንጀራ ይዛለች እንዲሁም በምጣዱ ላይ የተቀባ እንጀራ የ እንጀራ ሞግድ፣ ጀበና ፣ ወንፊት እና ሌሎች እቃወችም ይታያሉ።

በምስሉ ላይ ዩኤን የሚል መኪናና ከጀርባው ደግሞ በሸራ የተሸፈኑ የጭነት መኪናዎች አሉ። እንዲሁም ከጎን አንድ ቤት አለ፤ የዩኤን አርማ ያለበት አርማ ተሰቅሏል።

ይህ ሳፋሪኮም የድምፅ ጥቅልን ለመግዛት የሚያስችል ነው። ሳፋሪኮም በሳምንት ሳምንታዊ 60 ደቂቃን በምን ያክል ብር ልንገዛ እንችላለን? እንዲሁም ምን አይነት አገልግሎት ሊሰጠን ይችላል?

በምስሉ ላይ ማሚ ላክ የሚል 2 ቁጥር ጽሁፍ ያለው የ ህጻናት ወተት ይታያል፡፡ ከ 6 እስከ 12 ወር እንዲሁም ከ 1 አመት እስከ 3 አመትያለ የሚጠቀመው ከ ፊት ለፊት ላይ የ ሮዝ ጣሳ የ ዶቃ ከለር ያሉ

በምስሉ ላይ ሁለት በሬዎች ይታያሉ፤ ሁለቱም ሜዳ ወጥተዋል ፣ ከጀርባቸዉ ተራራ ይታያል፣ እንዲሁም ከጎን በኩል፣ ትንንሽየ የበቀሉ ዛፎች አሉ፤ እንዲሁም የቆሙበት ደረቅ መሬት ነው።

በምስሉ ላይ ሴቶች ምንጣፍ እየሰሩ ነው የሚታየው። ከኋላ በርከት ያሉ ሴቶች አንዷ ሰዓት የለበሰች ቢጫ ሹራብ እንዲሁም ነጭ ቀሚስ ለብሳለች። አንዷ ደግሞ ነጭ ሻሽ አስራለች ሰማያዊ እና ነጭ ልብስ ለብሳለች። እንዲሁም ጣዉላ ይታያል ።

በምስሉ ላይ በቀይና በቢጫ ወረቀት ላይ የተጻፈ ወሪሳ (የውድቅት ፈለጎች) የሚል መጽሃፍ ይታያል። ይህ መጽሃፍ በማን ተጻፈ? በስንት አመተምህረት ተጻፈ?

ይህ በብዛት ለመድሃኒትነት እና ለተለያዩ የዳቦ አይነቶችን በመቅባት ለምግብነት ልናዘጋጅበት የምንችለው እቃ ነው። ይህ እቃ ምን በመባል ይታወቃል?

በምስሉ ላይ ሁለት እንስሳት ይታያሉ እንዚህ እንስሳት በብዛት በርሃማ በሆኑ አካባቢዎች ላይ ይገኛሉ ። የእነዚህ እንስሳት ስም ምን በመባል ይታወቃል? በብዛት በየትኛው አካባቢስ ይገኛሉ?

ይህ በነጭ ጨርቅ የተሰራ የመድረክ ሥራ ነው ነጭ ወንበሮችም አሉ፤ እንደዚሁም ከወንበሮቹ ጠረጴዛ ላይ ነጭ አበባዎች ተቀምጠዋል ሰማያዊ እና ሮዝ መብራቶችም አሉ።

በምስሉ ላይ የተለያዩ እቃዎች ይታያሉ፡፡ የሬዲዮ መገናኛ ሬዲዮ፣ የጦር መሳሪያዎች ፣ እንዲሁም አረንጓዴ እና ሰማያዊ ቀለም የያዙ እንዲሁም የቢጫ ጀሪካ የተቆራረጠ የቢጫ ጀሪካ

በምስሉ ላይ የተለያዩ ባህላዊ እቃዎች ይገኛሉ። መሶበ ወርቅ አለ፣ ወንበሮች በቆዳ የተሰሩ፣ በእንጨት የተሰራ አለ፣ በጥለት በጉራጌ ባህል የተሰራም አለ፣ በበገና ቅርጽ የተሰራ ወንበር፣ እንዲሁም መሶቦቹ አንገታቸው ላይ በሰማያዊ እና ጥቁር ፎጣ እንዲሁም በነጭ ፎጣ ታስረዋል።

በምስሉ ላይ አምስት ሴቶች ይታያሉ ።እነዚህ ሴቶች ፀጉራቸውን ተሰርተው ፤አንድ አይነት ልብስ ለብሰዋል። የለበሱት ልብስ የምን አካባቢ ልብስ ነው ?የተሰሩት የፀጉር ስሬትስ ምን በመባል ይታወቃል ?

በምስሉ ላይ በረከት ያሉ ሰዎች የተለያዩ ስራዎችን በመስራት ላይ ይገኛሉ ። እንዲሁም በ እጃቸው ለመስሪያ የሚያገለግል እቃ ይዘዋል። ይህ እቃ ምን በመባል ይታወቃል? ሰዎቹስ ምን በመስራት ላይ ይገኛሉ?

በምስሉ ላይ በተለያዬ ከለር መጠን የተሰሩ የሞሰብ ወርቆች ይታያሉ ትንንሽዬ ሞሰቦች በነጭ እና በቀይ የተሰራ አለ። እንዲሁም በቀይ እና በአረንጓዴም በቀይ እንዲሁም በነጭ የተሰሩ አሉ ። በተለያየ ከለር የተሰሩ ብዙ ሞሰብ ወርቆች ናቸው።

ምስሉ ላይ ምንመለከተው ባለ 1 ፎቅ ህንጻ ነው። ይህ ህንጻ የብረት በር አለው፣ አረንጓዴ ዛፎችም ይታያሉ እንዲሁም የጥቁር በር በመስታወት የተሰራ አለው።

በምስሉ ላይ በርከት ያሉ ሴቶች ይታያሉ። እነዚህ ሴቶች እምነት ተከታዮች ናቸው። የለበሱት ልብስስ የምን ሀገር ባንዲራ / ሰንደቅ አላማ መገለጫ ነው?

በምስሉ ላይ ከእንጀራ ላይ ነጭ እና ቀይ ነገር ተደርጓል። ነጩ በእንጀራው ላይ ያለው ነጩ ነገር ምን በመባል ይታወቃል? ቀዩስ ምን በመባል ይታወቃል? ይህ ምግብ በየት አካባቢ የሚዘወተር የምግብ አይነት ነው?

በምስሉ ላይ አንድ ሰው ይታያል ። ጥቁር ፀጉር አለው ። አንደኛው ጆሮው ይታያል ሁለት አይኖቹ ትኩር ብለው እያዩ ነው ነጭ ሸሚዝ ለብሷል ። እንዲሁም ዝም ብሎ ወደ ፊት ሰልችቶ ትኩር ብሎ እያየ ነው ።

በምስሉ ላይ የምንመለከተው ለረጃጅም ህንፃዎች ለመውጣት የሚያገለግል መሳሪያ ነው ። ይህ መሳሪያ በቀላሉ ሳንደክም ለመውጣት ያስችለናል ይህ ለመወጣጫነት የምንጠቀመው መሳሪያ ምን በመባል ይታወቃል?

በምስሉ ላይ ሰዎች አፋቸውን ተሸፍነው ስራ እየሰሩ የተለያየ ነገር እያሸጉ ይገኛሉ ።ይህ በምስሉ ላይ የምናየው የሚያሽጉት ነገር ምንድን ነው ?ለምን አገልግሎትስ የምንጠቀምበት ነው ?

ምስሉ ላይ በርከት ያሉ ሰዎች ይታያሉ። ግማሾቹ ገደል እየቆፈሩ ይገኛሉ ፤ ግማሾቹ ቆመዋል ፤ ከጀርባቸው ደግሞ አረንጓዴ ቅጠል ይታያል ፤ ግማሾቹ ደሞ ተሰብስበው እያወሩ ይገኛሉ።

በምስሉ ላይ የደረሰ ሰብል ይታያል ቢጫማ ቀለም ያለው ሲሆን ፤ ከበስተጀርባ ሁለት ተራራዎች ይታያሉ። እንዲሁም ከበስተጀርባ በኩል ዛፎች ይታያሉ።

በምስሉ ላይ በርከት ያሉ ሰዎች ይታያሉ አንዱ ሰዉዬ እጁን ዘርግቶ እየተፈተሽ ይገኛል ::ሌሎች ሰዎችም ተራቸዉን እየጠበቁ ይገኛሉ::

በምስሉ ላይ ሰብሰብ ተብሎ የታሰረ የአገዳ ተክል አለ። ከጎኑ የተለያዩ የተክል አይነቶች አሉ። እንዲሁም አገዳው ረጅም እና ያደገ አገዳ ነው።

በምስሉ ላይ የጠላ መጠጫ ዋንጫ ይታያል ። አንድ ጥቁር ተለቅ ያለ እንዲሁም አንድ ተለቅ ያለ ነጭ እንዲሁም አንዲት አነስ ያለች ነጭ እንዲሁም ደግሞ አንዲት ጥቁር እና ነጭ ቀለም የተቀባ አነስ ያለ መጠጫ ዋንጫ ይታያል ።

በምስሉ ላይ በርከት ያሉ ቅርንጫፎች ያሉት ዛፍ ይታያል ። ቀይ አበቦች አሉ ። እንዲሁም ከዛፉ ላይ ያሉ እንስሳት አሉ እነዚህ እንስሳት ስማቸው ማን ይባላል?

እነዚህ ወጣቶች ተሰብስበው ዉሃ እየጠረጩ ይገኛሉ ::ይህ የሚረጩት ምን በመባል ይታወቃል? በምን ሃይማኖት ስርዓት ላይ ነው ይህ ስርዓት የሚከወነው?

በምስሉ ላይ ሰዎች እንዲሁም ጨለማ ነገር ይታያል። የጨለማ መንገድ ምን በመባል ይታወቃል? ሰዎች የቆሙበትስ መስመር ምን አይነት የመኪና ወይም ተሽከርካሪ አይነቶችን የሚያሳልፍ ነው።

እዚህ ላይ ሶስት ሴቶች ቁጭ ብለው እየተጫወቱ ይገኛሉ ። በእጃቸውም የያዙት አለ ። በእጃቸው የያዙት ምን በመባል ይታወቃል? የለበሱት ልብስስ ምን አይነት ልብስ በመባል ይታወቃል?

በምስሉ ላይ የሰላጣ ቅጠል እናያለን። ወደ አምስት ፍሬ የሚደርሱ ሲሆኑ በአረንጓዴ ፔስታል ውስጥ ናቸው ። ሰላጣው ወደታች አካባቢ ነጻ ያለ ቀለም አለው።

በምስሉ ላይ ዲንጋይና አንዲት እንስሳት የሚታዩ ሲሆን ይህች እንስሳት ትንሽ ቁመትና ረጅም ጭራ እንዲሁም ደግሞ ሁለት አይኖችና እጆች ይታያሉ።

ህማማትና በገና የሚል በአረንጓዴ የተጻፈ ጽሑፍ እና ከጀርባ ጥቁር ቀለም የተቀባ ግድግዳ እንዲሁም ከታች በገና እና ከበገናው ኋላ ቀይ ቀለም ይታያል።

በምስሉ ላይ የምናየው የኢትዮጵያ ተክኒካል ዩኒቨርሲቲ አርማን ነው ፤ ከላይ በቀይ መነሳንስ ያላት የመመረቂያ ኮፍያ አለ ፤ ከታች በነጭ መስመር የተሰራ ክብ እንዲሁም በቢጫ መስመር ፤ ቀይ ደሞ በዉስጥ ኮኮብ አለች፣ የተገለጠ መጽሃፍም ይታያል።

በምስሉ ላይ ጠቅላይ ሚኒስቴር ዶክተር አብይ አህመድ እንዲሁም ፕሬዚዳንት ሳህለወርቅ ዘውዴ እንዲሁም የኢትዮጵያ ባንዲራ የኢትዮጵያ ፌዴራል ፖሊስ ባንዲራ እንዲሁም ከፊት ለፊት ደግሞ ፌዴራል ፖሊሲ ይገኛል።

በምስሉ ላይ የምንመለከታቸው ሶስት እንስሳዎች በቁመቻቸው እጅግ በጣም ረጃጅም የሆኑ እንስሳዎች ናቸው። እነዚህ እንስሳዎች ምን በመባል ይታወቃሉ።

ይህ የሀያት አክሲዮን ማህበር አርማ ነው ።ይህ አርማ ምን ይህንን ያመለክታል? በምን ስራ ዘርፍ ላይ ይገኛል? በየትኛው የኢትዮጵያ ክፍል ውስጥስ ነው ስራውን እያከናወነ የሚገኘው?

በምስሉ ላይ የአገር ባህል የሚጨፍሩ ሴቶች እንዲሁም ወንዶች ይታያሉ፣ አንድ እንዲሁም የባህላዊ መሳሪያ የሚጫወቱ አሉ፣ ተመልካችም አሉ፣ ሴቶች ነጭ የባህል ቀሚስ ለብሰዋል፣ ወንዶች ደሞ በሰመያዊ እና በአረንጓዴ ለብሰዋል።

በምስሉ ላይ 2 ሰዎች ከፊትለፊት ሆነው ከጀርባቸው በርከት ያሉ እቃዎች ተጠራቅመው የተጫኑ ይታያል። በጎን ደሞ ነጭ ቀለም እና ጥቁር ያላት መኪና ትታያለች።

በምስሉ ላይ አራት እግር ያለው እንስሳ ይታያል። እንድሁም በአፍንጫው አካባቢ ሁለት ቀንድ ይታያሉ። ይህ እንስሳ ምን በመባል ይታወቃል? በየትኛው አካባቢስ የምናገኘው እንስሳ ነው?

ይህ የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ አርማ ነው ፤ ቢጫ ኮኮብ በቀይ አለዉ፣ በቢጫ የተሰመረ ረጃጅም መስመሮች አሉ እንዲሁም ከታች ቀይ ሪቫን ታስሩዋል።

ይህ በመስሉ ላይ በነጭ የሚያምር ተክል አለ። ይህ ተክል ምን በመባል ይታወቃል? ለምን አገልግሎትስ እንጠቀምበታለን? በየት አካባቢ ነው በብዛት ሊበቅል የሚችለው?

እነዚህ ሁለት ልጆች እጅ ለእጅ ተያይዘው እየተጫዎቱ ሲሆን፤ አንዷ ቀይ መቀነት አድርጋለች የሁለታቸውም ቀሚስ ከፍ ብሏል ወደላይ። ሌሎች ተሰብስበው እየተጫወቱ ነው። በብዛት ነጭ ቀሚስ ለብሰዋል። እንዲሁም ከዳር ተሰብስቦ ሰው እያያቸው ነው።

በምስሉ ላይ አንድ ሰው የሙዚቃ መሳሪያ እየተጫወተ ይገኛል። ይህ ባህላዊ የሙዚቃ መሳሪያ ምን በመባል ይታወቃል? ምንን በመጠቀምስ ልንሠራው እንችላለን?

በምስሉ ላይ የህዝብ ማመላለሻ አውቶብስ ይታያል ።እንዲሁም ሰዎች ተሰልፈው ወደ ባሱ በመግባት ላይ እንዳሉ ያመለክታል። ትኬት የሚያስቆርጠው በቢጫ እና ቀይ ቤት ውስጥ አለ። መኪናው በቢጫና ቀይ ቀለም እንዲሁም መስታውት በመስታውት የሆነ መኪና ነው ።

በምስሉ ላይ ሯጮችን እየተመለከትን እንገኛለን። ከፊት ለፊት ያለው አረንጓዴና ቀይ አረንጓዴ ቲሸርትና ቀይ ቁምጣ የለበሰ ኢትዮጵያዊ ሯጭ አለ። ከጀርባው ነጭ ኮፍያ መነፅር እንዲሁም ነጭ እና ሰማያዊ ቁምጣና ቲሸርት የለበሰ ሌላ ሯጭ አለ።

ይህ አንድ ሰው ጎንበስ ብሎ የሆነ ነገር በማዳበርያ ያለ ነገር እየቀነሰ ይገኛል ይህ ሰው የለበሰው ልብስ የምን መስሪያ ቤት ሰራተኛ መሆኑን ያመላክታል?

በምስሉ ላይ በመንገድ ስራ ላይ ያሉ ሰዎች ይታያሉ አንዱ ቆሞ አካፋ ይዟል ሌላኛው ተጎንብሷል እንዲሁም ከርቀት ነጠላ የለበሱ ሴቶች መንገድ ላይ ናቸው። አንድ ህጻን ደግሞ የመብራት ግንድ ተደግፎ ቁሟል ፤ ከፍት ለፊት አንድ ትልቅ ሰውዬ ሰማያዊ ጃኬት ለብሰው ቁመዋል።

በምስሉ ላይ ሁለት ሴቶች ይታያሉ። ከጀርባቸው ደግሞ የአባይ ፏፏቴ ይታያል። እነዚህ ልጆች አረንጓዴ ቢጫ ቀይ ቀለም ያለው ፎጣ ለብሰዋል። አንዷም እጁን በሆዷ ላይ አድርጋለች። እና ሰማያዊ ሸሚዝ ለብሳለች። ከጀርባቸው ደግሞ የሆነ አንድ ሰው ይታያል።

በምስሉ ላይ በመስኖ የለማ እርሻ እናያለን። አረንጓዴ በጣም አረንጓዴ ሆኖ ወደመጨረሻ ደሞ ዛፎች ይታያሉ ። እንዲሁም በሲሚንቶ የተሰራ የዉሀ ማፋሰሻ ይታያል።

በምስሉ ላይ የፑል መጫዎቻ እንጨት ፣ ደንጊያው እንዲሁም የመጫወቻ ጠረንጴዛው አለ። የመጫወቻ ጠረንጴዛው አረንጓዴ ቀለም ያለው እና በጎን ጥቁር እንዲሁም ነጭ ቀለም ያለው ነው። ሰወችም ከሩቅ ይታያሉ

ቤት: የግል ምቾት፣ ደህንነትና ፍቅር የሚሰማበት፤ ትዝታዎች የሚፈጠሩበትና ትውልዶች የሚተላለፉበት ልዩ ስፍራ ነው። የመረጋጋትና የእረፍት ማዕከል፣ የልብ ትርታ የሚሰማበት የነፍስ ቦታ ነው።

በምስሉ ላይ አረንጓዴ ቢጫ ቀይ እንዲሁም መሃል ሰማያዊና ኮከብ ያለበት የኢትዮጵያ ባንዲራ ይታያል። ከጎን ሰማያዊ ሶፍ ነጭ ሸሚዝ ቡኒና በነጭ ያለው ከርባት የለበሰ የኢትዮጵያ ባለስልጣን ይገኛል።

በምስሉ ላይ በነጭ የተቀባ መኪና ይታያል ። ይህ መኪና ለምን አገልግሎት የምንጠቀምበት የመኪና አይነት ነው? እንድሁም ከኋላው የጫነው ምን በመባል ይታወቃል?

ይህ የእንጅባራ ዩኒቨርስቲ አርማ ነው። በውስጡ ጥላ በሳጥራ የተሰራ ጥላ እና እንድሁም በቀይ ኮከብ እንድሁም ጭራ ይታያል። የደብተር ምልክት አይ ና ዩ የተጻፈበት አለ። ከውስጡ አረንጓዴ ለምለም እና ውሃ ይታያል።

በምስሉ ላይ እናቶች ስራ በመስራት ላይ ይገኛሉ:ይህ: የሚሰሩት ስራ ምን በመባል ይታወቃል? ወይም ምን እያደረጉ ይገኛሉ? በእጇ የያዘችውስ ምን በመባል ይታወቃል?

ይች ሴት ጸጉሯን በቀጭኑ የተሰራች በቀጭኑ ተሰርታ ለቃዋለች። አረንጓዴ እና ነጭ ቀሚስ ለብሳለች። እንድሁም መስቀል ያለበት ነው ።ትከሻዋ ላይ ደግሞ ነጠላውን ጣል አድርጋበታለች።

በምስሉ ላይ በቆርቆሮ ተደርገው በተለያየ መጠን ያላቸው ቀለሞች ይታያሉ ፤ የቀለሞቹ አይነት ምንምን ቀለማት ይታያሉ? ለምን አገልግሎት ልንጠቀማቸው እንችላለን?

በምስሉ ላይ እናቶች ተቀምጠው እጃቸውን ወደ ላይ ከ አድርገዋል ። እናቶች ነጠላ ለብሰዋል አንድ እናት ቀይ ለብሳለች። ቀይ ሻርፕ አንዲቱ ደግሞ ሻርፕ ሳትለብስ እንዲሁ ሁለት ጥቁር የለበሱ አሉ። አንዷ ከጭኗ ላይ ደብተር አድርጋለች።

ይህ የጠቅላይ አቃቢ ህግ አርማ ነው። ከአርማው በጥቁር ክብ እና ግማሽ ክብ የተሰራ ነው። እንዲሁም ሁለት ሚዛኖች ይታያሉ። ከሚዛኑ መሀል ላይ የያዘው ሰውየ ቀይ ቀለም አለው እንዲሁም መፅሐፍ የተገለጠ መፅሐፍ ላይ ቆሟል።

እሽ በምስሉ ላይ በጥቁር እንዲሁም ሰማያዊ ቀለም ያላት ቆንጂዬ ወፍ ትገኛለች ወደ አፏ አካባቢ ጥቁር ስትሆነ የጀርባዋ አካባቢ ቡኒ እንዲሁም ወደ ታች ወደ ጭራዋ አካባቢ ደግሞ ሰማያዊ ነች። በእንጨት ላይ ቁማለች።

በምስሉ ላይ የምንመልከተው ስድስት ቀይ ጣራ ያለው ቤት እንዲሁም በሰማያዊ ቀለም የተቀባ በፊት ለፊቴ ባህር አለ። በጎን እና ጎን የበቀለ ክፍት ሳር ቦታ አለ።

በምስሉ ላይ አንድ የህግ አስከባሪ አባል ይገኛሉ እኝህ የህግ አስከባሪ የምን መስሪያ ቤት አባል ናቸው? እንዲሁም የለበሱት ማዕረግስ ምንን ያመለክታል?

ምስሉ ላይ አንዲት ሴትና ኒሳን የሚል ቅባት አለ ይህን ቅባት ለምንድን ነው የምንጠቀምበት? ለምን አገልግሎት ነው የምንጠቀምበት? የሚመረተውስ በየትኛው ሃገር ነው?

ይህ በርከት ያሉ የሙስሊም ማህበረሰብ ሰብሰብ ብሎ አንድ ላይ የሚሰግደው የሶላት አይነት ነው። ይህ የሶላት አይነት በአመት ሁለት ግዜ ብቻ ነው የሚሰገደው። ይህ የሶላት አይነት በምን ባህላት ሊሰገድ ይችላል?

በምስሉ ላይ የምንመለከታቸው በሬዎች ናቸው። ነጭ እና ጥቁር ቀለም ያላቸው በሬዎች ምግብ እየበሉ ይታያሉ። ተደርድረው በብዛት ተደርድረው ነው የሚታዩት መኖ እየበሉ ይገኛሉ።

በምስሉ ላይ አረንጓዴ ቲሸርት የለበሱ በርካታ ህፃናት እየሮጡ ይታያሉ። ከፊት የሚገኘው ህፃን እጁን ወደ ኋላ አድርጎ እየሮጠ ይታያል ።እንዲሁም ቆዳ ጫማ የለበሰ ይታያል። ከጀርባቸው የተጋደመ ቀይ ነገር ይታያል ።

በምስሉ ላይ የምንመለከተው ጃካራንዳ በመባል የሚታወቀውን ዛፍ ነው። በዛፉ ላይ አበቦች ይታያሉ አረንጓደ ቅጠል፤ እንዲሁም የተለያዩ ቅርንጫፎች እንደዚሁም ብልጭ ይታያል። መአት ቅርንጫፎቹ እርስ በርስ የተላለፉ ናቸው።

በምስሉ ላይ የምንመለክተው ትራክተር ነው። ይህ ትራክተር ቢጫ ቀለም አለው እንዲሁም በሰማያዊ የተጻፈ በነጭ እና በጥቈር የተጻፈ እንዲሁም እንዲሁም ጥቁር ጥቁር ቀለምም አብሮ ይታያል።

በምስሉ ላይ የምንመለከትው ባህላዊ ተወዛዋዦችን ነው ሴቶች ቄጠማ ይዘዋል ወንዶች ደግሞ ዱላ ይዘዋል አንዱ ኮፍያ ለብሳል ለላ ሶስት ወንዶች ማስሪያ አስረዋል እራሳቸውን ሴቶች ደግሞ ቢጫ ቢጫ ከጸጉራቸው ላይ አሰርዋል እንዲሁም መቀነት ታጥቀዋል።

በምስሉ ላይ የተለያዩ ፍርፍሬዎች ይታያሉ። ማንጎ፣ አቮካዶ፣ ፓፓያ እንዲሁም ሎሚ ተቆርጦ አንደኛው ፓፓያ ላይ ማንኪያ አለ ፍሬውን እየሰበሰበ። እንዲሁም ማንጎው የተሰነጣጠቀ ነው። አቮካዶ ፍሬ ያለው አቮካዶም አለ።

እሽ በምስሉ ላይ የሐውልት ቅርፅ አለ። ከሐውልቱ ቅርፅ ጎን ላይ አንዲት ሴት ጎንበስ ብላ አለች። እንዲሁም ከፊት ለፊቱ ሌሎች ሰዎች ቁጭ ብለዋል። ውሀም አለ እንዲሁም ከጀርባው በኩል ቤት አለ።

በምስሉ ላይ የምታያቸው ሰዎች እየሰሩ ይታያሉ። የሚሰሩት የሀገር ባህል ልብስ ነው። የሚሰሩበት እቃ ምን በመባል ይታወቃል? ሰሪዎቹስ ምን ይባላሉ?

በብርቱካንማ ወረቀት ላይ በነጭ ቀለም ጽሁፍ የተጻፈ ጽሁፍ አለ ይህ ጹሁፍ ምንድነው የሚለው ምንንስ ያመለክታል? በጽሁፉ ላይ ያለው መለያ ምን አገልግሎት አለው?

በምስሉ ረጃጅም የበቀሉ ላይ ዛፎች ይታያሉ። እንዲሁም ከጀርባ አጠር ብሎ የበቀሉ አረንጓዴ ዛፎች አሉ። ከዛፉ ውስጥ ደግሞ ቤት ይታያል። እንዲሁም መግቢያ በር አለው።

ይህ ፍሬንድስ ኢንተርናሽናል ቴኩዋንዶ ክለብ ነው ሶስት የተለያዩ ሰዎች አሉ ተኩዋንዶ እያሳዩ ይገኛሉ። የሚገኘው አድራሻ ቡታጅራ ቀበሌ ሁለት ግቢ ዉስጥ ነው የመግቢያ መቶሃምሳ ብር ብቻ ነው።

በምስሉ ላይ በርከት ያሉ በሬዎች እና ላሞች ሳር ለመብላት ወጥተዋል። ነጭና ጥቁር ቀለም ያላቸው እንድሁም ጥቁር ብቻ ቀለም ያላቸው አሉ። እንድሁም ከጀርባቸው ዛፎች ይታያሉ።

ምስሉ ላይ ሰዎች ከማሳ ላይ እየለቀሙ ከማሳ ላይ የደረሰ እህልን እየለቀሙ ይገኛሉ። ሁለቱ ሴቶች ቁመው እያወሩ ነው። አንዱ ወንድ በቅርጫት ላይ ተሸክሟል ለሌሎችም ዝቅ ብለው እየለቀሙ ይገኛሉ። ዛፎችም በርቀት ይታያሉ።

በምስሉ ላይ አድስ የወጣ የባህርዳር ከተማ ልማት ይታያል። በጎን አንዲት ሴት ቁጭ ብላ ነጭ ሸሚዝ የለበሰች ሴት ትታያለች። እንድሁም አሚኮ የሚልና ዜና ሙዳይ የሚል ጽሑፍ አስራ ሁለት ሰአት ከሩብ ይላል።

ባህላዊ መጠጦች እንደ ጠላ፣ አረቄና ሱዋ በተለያዩ የአገሪቱ ክፍሎች የሚዘጋጁ ልዩ ጣዕም ያላቸው ናቸው።

በምስሉ ላይ የምንመለከተው ሶስት ቅርጫቶች ይታዩናል። ሶስቱም የተለያየ ቀለማት አላቸው። አንደኛው ቅርጫት ሰማያዊ ሁለተኛው ቡኒ ሶስተኛው ሩዝ ቀለም አለው። ከጄርባው ቴሌቭዥን እንድሁም መጋረጃ ይታያል።

በምስሉ ላይ በጣም የሆነ ቀይ የሆን ቃሪያ አለ። እንዲሁም ቃሪያ እግር አረንጓዴ ነው። ይህ ቃሪያ በማዳበሪያ በነጭ ማዳበሪያ ነው የተቀመጠው በጣም ቀይና ብዙ ቃሪያ ነው።

በምስሉ ላይ ሁለት ወንዶች ቁመዋል። ከአንደኛው ጀርባ አረጓዴ ዛፍ የፅድ ዛፍ ይታያል። ከሌላኛው ጀርባ ደሞ ደረጃ ካለው ቤት ውስጥ አረጓዴና በነጭ የተቀባ ቤት ይታያል። ከፊት ለፊት 30 የሚል ቁጥርና ዜና ትይንት የሚል ፅሁፍ ያለበት ይታያል።

በምስሉ ላይ በከፊል ፊቷ የሚታይ ሴት አለች ።አፍንጫዋ፣ ከንፈሯ እንዲሁም አንገቷ ይታያል። አንገቷ ላይ የብር ጌጥ በክር አስራለች። እንዲሁም በተለያየ ክር የተሰራ የባህል ልብስ ለብሳለች ።

በምስሉ ላይ ቁም ሳጥን ይታያል። ይህ ቁም ሳጥን በርከት ያሉ በሮች አሉት። ከታች በኩል ቡኒ ቀለም ያላቸው ሶስት መሳቢያዎች ይታያሉ። እሱ በግራ እና በቀኝ ባለሁለት መሳቢያ ቁም ሳጥኖች አሉ። እንዲሁም ከላይ በኩል በሁለት በሁለት የሆኑ ሶስት ሌላ መሳቢያዎች

በምስሉ ላይ ሀለት ሰዎች እንድሁ የተከመረ ትልቅ ክምር ከጀርባቸው ይታያል። አንደኛው በእጁ ሳር ነገር ይዟል ሁለተኛው መንሹን ወደላይ አድርጎ እያናፈሰ ይገኛል። እንድሁም አረንጓዴ ቅጠሎች ከጀርባቸው ይታያሉ።

በምስሉ ላይ የሀይማኖት አባቶች ይታያሉ። አንደኛው በእጁ መስቀል ይዟል። ሌላኛው ደግሞ ጥላ ይዟል እንድሁም ከፊት ለፊት የሌላ ነጭ የለበሰ የሃይማኖት አባት ይታያል።

የዶሮ እርባታ ለምግብነት የሚውሉ የቤት እንስሳት ሲሆኑ፣ ቀበሮዎች ደግሞ በዱር ውስጥ ብልሆችና አዳኞች በመሆን ይታወቃሉ።

ሙዚቃ የፈጠራ ችሎታን የሚያበረታታና አዳዲስ ሀሳቦች እንዲፈጠሩ የሚያነሳሳ ጥበባዊ እንቅስቃሴ በመሆን ለግል እድገት አስተዋፅኦ ያደርጋል።

ቤት ከቁሳዊ ነገሮች በላይ የሆነ የውስጣዊ ሰላም ምንጭ ሲሆን፣ መኖሪያ ቤት በቀላሉ የሚኖርበትን ቦታ ያመላክታል። አንዱ የባለቤቶችን ስሜት የሚገልጽ ሲሆን፣ ሌላው ተግባራዊ ፍላጎትን ያሟላል።

እነዚህ የባህላዊ ጨዋታ ተወዛዋዥ ናቸው። ሴቶች ቁጭ ብለዋል ሁሉም አረንጓዳ መቀነት ያለው ቀሚስ ለብሰዋል የባህል ቀሚስ። ወንዶች ደግሞ ራሳቸውን በሻሽ አስረው ዋሽንት ይዘው እየተጫወቱ ይገኛሉ።

በምስሉ ላይ አንዲት ቀጭን እግር ካላት ወፍ ሁለት ትልልቅ ቀንድ ካለው እንሰሳ ከላዩ ላይ ተቀምጣለች። ከውሀ ውስጥ ናቸው ውሀው አረጓዴ ሁኗል። ትልቁ እንሰሳ እስከ አንገቱ ድረስ በውሀው ጠልሟል።

የጉዞ እቅድ አስቀድሞ ሊዘጋጅ ይችላል። ቱሪዝም የመስተንግዶ ኢንዱስትሪን ያካትታል። የስደት ውሳኔ ብዙውን ጊዜ ድንገተኛና አስቸጋሪ ነው።

በምስሉ ላይ አረጓዴ ቀለም ያላቸው አምስት መኪኖች ይታያሉ። እነዚህ መኪኖች እህል በመጫን ላይ ይታያሉ። የሚጭኑት አረጓዴ ማዳበርያ የያዘ እህል ነው። በጀርባቸው በብረት የተሰራ ቤት ይታያል።

በምስሉ ላይ የምናየው ትልቅ ህንጻ አለ ባለሁለት እንድሁም ከጎንና ከጎን ባለሶስት ወለል የሆነ ህንጻ ከፊት ለፊቱ አረንጓዴ ትንንሽ ዛፎችና እንድሁም ትልቅ ዛፍ ይታያል። የመዋኛ ገንዳ እና የዋና መቀመጫዎችም ይገኛሉ።

በምስሉ ላይ ብስክሌት ትታያለች ይህቺ ብስክሌት በጎማዋ በታች በኩል በነጭ ነገር አለ። በጀርባው አረንጓዴ ቅጠል እንዲሁም ሰማያዊ እና ነጭ ቀለም የተቀባ ግድግድዳ ይታያል። ብስክሌቷ ሰማያዊ ጥቁር እና ነጭ ቀለማቶች ያሉባት ናት።

በምስሉ ላይ የምንመለከተው አገልግል በመባል የሚታወቀው እንጀራ ነው። እንጀራው በብዛት ተደርድሮ ተቆራርሶ ይታያል። እንድሁም እንቁላል ከላይ ተደርድሮበታል። ሲሆን በብዛት ተደድሮ ይታያል እንቁላል ከላይ ተደርድሮበታል መሶብና ሰማያዊ ላስቲክ ላይ ተቀምጧል እንድሁም ሰማያዊ ጠረጴዛ ላይ ተቀምጧል። ከጎን መክደኛ መሶብ ወድቆ አለ።

በምስሉ ላይ ስድስት ያህል ሰዎች ይታያሉ ። ሁለት የህክምና ባለሙያዎች አሉ። ሴቷም ወንድም አፋቸውን በመሸፈኛ አፍነዋል ። እንዲሁም አንዲት እናት በህክምና ላይ ትገኛለች ።እንዲሁም አማራ ሚዲያ ኮርፖሬሽን እየዘገበው ይገኛል ።

በምስሉ ላይ አንድ ወንድ ልጅ ሽቅብ እያየ ምርኩዝ ዝላይ እየዘለለ ይገኛል። ከጀርባው በርከት ያሉ ሰዎች እየተመለከቱት ይገኛሉ። አረንጓዴ የእጽዋት ዛፍ እንዲሁም ደግሞ ነጭ ድንኳን ይታያል።

በምስሉ ላይ እንጀራ ፍርፍር ፣ ቋንጣ እንዲሁም ሁለት እንቁላል አብሮ ይታያል። እንጀራ ፍርፍሩና ቋንጣውውስጥ በእንቁላል የቀረቡ በነጭ ክብ ሳህና ነው። ከክብ ሳህናው በታች ደሞ ቀይ ምንጣፍ ይታያል።